መሰረታዊ አገልግሎት መሰረታዊ አገልግሎት ከምንላቸው ውስጥ አንዱ የሆነው ጤና ጣቢያ ሲሆን ጤና ጣቢያ ደግሞ የህዝብን ታካሚዎች ፣ለበሽተኞች መሰረታዊ አገልግሎት ለመስጠት የተቋቋመ የመሰረታዊ አገልግሎት አይነት ነው።

ዜና ሰበር ዜና ሰበር ዜና መረጃን የሚያስተላልፉ የመረጃ ምንጮች መሃል ላይ ወይም ደግሞ የሆነ ፕሮግራሙን ሰብረው ገብተው በቅጽበት የተደረገውን ድርጅት ለማበረሰቡ የማስተላለፍ ስርዓት ሰበር ዜና ይባላል።

ትምህርት ቤት ለምሳሌ አንደኛ ደረጃ ትምህርት ቤት አንደኛ ደረጃ ትምህርት ቤት የሚባለው እንግዲህ ከአንድ እስከ ስምንተኛ ክፍል ድረስ የምንማርበት የትምህርት ቤት አይነት ቤት እንግዲ ፊደል የሚቆጥሩበትና ተማሪዎች እንግዲህ እውቀት የምንጀምርበት የትምህርት ቤት አይነት ነው

መሠረተ ልማት ችግኝ በመትከል ችግኝ መትከልን እንግዲህ ከመሠረተ ልማቶች ውስጥ የሚካተት ሲሆን፤ የአየር ንብረቱን ለመጠበቅ እና የአካባቢውን ደህንነት ለመጠበቅ ለመንከባከብ ተፈጥሮ እና አካባቢውን ለመጠበቅ የሚደረግ የመሠረተ ልማት ዓይነት ነው።

መጓጓዣና ተሽከርካሪዎች ለምሳሌ ተሽከርካሪዎች ዘመናዊ ተሽከርካሪዎች ከምንላቸው ውስጥ አሁን ላይ ዘመናዊ የሆኑ እናም በስ ማለት በጣም ፈጣን ተሽከርካሪ ሲሆን ከአንድ ቦታ ወደሌላ ቦታ የሚየካሄድ የተሽከርካሪ አይነት ነው።

ዜና ሙዳይ በመባል የሚታወቀው የዜና ሰዓት እንግዲ ዜና የተለየች ወይም እንደ ሙዳይ ምሳሌ ሙዳይ የተለየች አሰራር ያለ ሲሆን፤ የተለያዩ ነገሮች የሚቀርቡበት የዜና የዓይነት ዜና ሙዳይ ይባላል።

መጠጦች ጁስ ጅብ እንግዲህ ከለስላሳ መጠጦች ውስጥ የሚመደብ ሲሆን በህመም ጊዜ እንዲሁም ደግሞ በጤነኝነት ጊዜም ጥሩ የሆነ ጣእም ያለው በመሆኑ ለመጠጥነት እንጠቀመዋለን።

መጓጓዣ እና ተሽከርካሪ መጓጓዣ ከምንላቸው ውስጥ ውስጥ ጀልባን መውሰድ እንችላለን። ጀልባ እንግዲህ ላይ ከቦታው ወደቦታ ለመንቀሳቀስ የምንጠቀምበት የመጓጓዛ ሲሆን ይህ መጓጓዣ በሀገራችን በብዛት ይገኛል

ስራ አሳ ማጥመድ አሳ ማጥመድ እንግዲህ አሳዎችን ከዉሃ ላይ ወይም ከባህር ላይ በመፈለግ እና በመያዝ መረቦችን በመጣል አሳዎችን በመሰብሰብ ለተጠቃሚው በማድረስ እና አሳዎችን ወደፈላጊው የማድረስ ስራ አሳ ማጥመድ ይባላል።

ስራ ሹፈርና ሹፍርና ከስራ አይነቶች ውስጥ አንዱ ሲሆን እንግዲህ መኪኖችን እና ተሽከርካሪዎችን ከቦታ ወደ ሌላ ቦታ በመንቀሳቀስና የራሱን ሙያ በመጠቀ ስራ የሚሠራ የማህበረሰብ ክፍል ሹፌር በመባል የሚታወቅ የስራ አይነት ነው።

ህግ አስከባሪ ህግ አስከባሪ ከሚባሉት ውስጥ ለምሳሌ የትራፊክ ፖሊስ እንግዲህ አሽከርካሪዎች ህግ እንዲያከብሩ የሚያደርጉ የህግ አካላት ሲሆኑ እነዚህም ደግሞ ያለ አግባብ ያሚያሽከረክሩ እና ያላግባብ ተሽከርካሪዎችን ህግን በማስከበር በአግባቡ እንዲጠቀሙ የሚያደርጉ ሰዎች ናቸው።

ባህለ ሕክምና ግርዛት ግርዛት እንግዲህ የወንድ ልጅ ግርዛትን ብንመለከት የካበለት ላይ የሚደረግ የሰውነትን ክፍል የመክላስ ሥራት ሲሆን ይህእንግዲህ በልጅነታችን በባህለ መንገድ የሚደረግ ሕክምና ነው ይህም አላስፈላጊ የሆነውን የሰውነት ክፍል መቁረጥ ባህላዊ ግርዛት ይባላል።

መጓጓዣነት ሽከርካሪን ለመሳለየ ከመጓጓዣነት ሽከርካሪ ዘመናሪተሽከርካሪ ከሚባሉት ውስጥ አንዱ የሆነው መኪና ሲሆን ይህ መኪና በሀገዳጭን እንግዲን ለተለያዩ ትራንስፖርት አገልግሎቶች የሚውል የመጓጓዥነት ሽከርካሪ ዓይነቶች ውስጥ የሚመደብ ሲሆን የተለያዩ የመኪና አይነቶች አሉ። ከእነዚህ መካከል ባስ እንዲዩን ባጃጅ ታክሲ ላዳ ራይድ በበበን የሚጠሩ የተለያዩ መጓጓዣነት ሽከርካሪዎች አሉመኪናች መበል ታወቃሉ።